ይህ በኢትዮጵያ በአብዛኛው ጊዜ ለሴት ልጃ ገረዶች የሚለበሰው የቀሚስ ልብስ ሲሆን ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው አብዛኛውን ጊዜ የኢትዮጵያ ልጃ ገረዶች ቀሚስ ይለብሳሉ ። ለመሆኑ ስንት አይነት የቀሚስ አይነቶች አሉ?

ይህ በኢትዮጵያ ህዝብ በጣም ተወዳጅ እና እለት ከእለት የሚጠጣ አንዳንድ ጊዜ ደግሞ ለበዓላት ለመጠጥነት የሚውል መጠጥ ነው። ከጌሾ፣ ከብቅል እና ውሃ ተደርጎ የሚዘጋጅ መጠጥ ነው። እና ይህ መጠጥ ምን ይባላል?

የሜዳ አህያ ፦ እንግዲህ ከዱር እንስሳቶች ውስጥ አንዷ ነች ። እቺ የሜዳ አህያ የምትኖረው በሜዳ ውስጥ ሲሆን በነጭና በጥቁር ቀለም ያሸበረቀች ነች እቺ የሜዳ አህያ ። በኢትዮጵያ ብዙም የማትገኝ የዱር እንስሳ ነች ።

የባቡር ሃዲድ ተሽከርካሪ እንግዲህ የባቡር ሃዲድ ተሽከርካሪ የመጀመሪያ ጊዜ ከኢትዮጵያ ጅቡቲ ነው የተሰራው ::በአሁኑ ሰዓት ደግሞ በተለያዩ በአዲስ አበባ ከተሞችና የአገር አቋራጭ በሆኑ ወደ ኬንያ ድረስ እየተገነባ የሚገኝ የተሽከርካሪው::

የቡና መፍጫ ማሽን ከልዩ ልዩ መሳሪያዎች አንዱ ሲሆን ይህ የቡና መፍጫ ማሽን በኤሌክትሪክ የሚሰራ ሲሆን በኤሌክትሪክ በመሠራት ፈጣን የሆነ ቡና ቶሎ ለመስራት ያገለግላል።

የአበበ ብርሄኔ ሚስት እና በኢትዮጵያ በጣም ተወዳጅ የሆነችው ድምጻዊ ነች። ልዑል አስወደደኝ የእሷ ስራ ነው። ይች አርቲስት ማን ትባላለች?

የሺ ማር ምግብ ቤት ።ምግብ ቤት በባህር ዳር መቀመጫውን ያደረገ እና ከሁለት በላይ ብራቾች ያሉት ምግብ ቤት ሲሆን በአዲስ አበባም ብራንች እንዳለው ይነገርለታል። ይህ ምግብ ቤት አይነት ምግቦችን በማቅረብ የሚታወቅ በፆምና በፍስክ በሆኑ ምግቦች ላይ በደንብ ትኩረቱን አድርጎ የሚሰራ ምግብ ቤት ነው።

በምስሉላይ የምትመለከቱት የጥምቀት ስነስርዓት ሲሆን ወጣቶች በመታጠቢያ ገንዳ ውስጥ ጠልቀው ገብተው ጠበሉን ፣አስራቱን ስጋ እና ደሙን ሲቀሉ የሚያሳይ የምታዩት ኢሜጅ ነው።

ይህ በጥጥ ላይ ወይም ደግሞ የጥጥ ገብያ ላይ የተሰማሩ የማኅበረሰብ ክፍሎች ሲሆኑ በአማራ ክልል በወሎ ዞን ውስጥ የሚገኙ የትኛው ማኅበረሰብ ክፍሎች ይመስሏችኋል?

ይህ በገጠሩ ውስጥ የተለመደ ስርዓት ነው። በማደ ሰብስበው ርጎ እየበሉ እና አይብ እየበሉ የገጠረማ አካባቢ የተለመደ ላይፍ ስርዓት በኢትዮጵያ በባህላችን የተለመደ ነው።

የጠጅ መጠጥ አንደኛው መጠጥ ሲሆን ይህ መጠጥ ከማርና ጌሾተደርጎ የሚዘጋጅ አስካሪ መጠጥ ነው። እና በኢትዮጵያ ባህላዊ መጠጥም ጭምር ነው።

የጋሪ ተሽከርካሪ እንግዲህ የጋሪ ተሽከርካሪ ሚሰራው ከአንድ ጋሪ እና በእንጨት መረብራብ ተደርጎ የሚሰራ ቀለል ያለ እስከ መቶ እሺ ብር ድረስ የሚያወጣ የተሽከርካሪ አይነት ነው ። እና ወደ ስራ ለመግባት ቀልጣፋ የሆነ ተሽከርካሪ ነው ።

ባህር ዛፍ ከውጭ አገር ወደ ኢትዮጵያ የገባ የእጽዋት ዘር ሲሆን ይህ የእጽዋት ዘር ከጥቅሞቹ በላይ ጉዳቶች አሉት። ይህ ከዚህም መካከል የአፈርን ለምነት በመቀነስ የሚታወቅ የእጽዋት አይነት ነው።

የፕሮቲን ሼክ ምግቦች እነዚህ በጣም በፕሮቲን የበለጸጉና ለስፖርተኛ የሚመከሩ አይነት ምርቶች በ ሱፐርማርኬት በስፋት ይገኛሉ። የፕሮቲን ምርቶች በዋጋቸው ውድ የሆኑ የሱፐርማርኬት ምርቶች ናቸው።

እዚህ ጋር መቆም አይቻልም። ይህ መታወቂያ የሚያመለክተው እዛ ቦታ ላይ መቆም እንደማይችል እና ወደ ተለያዩ ቦታዎች ከዛ አቅራቢያ ወደሆነ ቦታዎች እንዲሄዱ የሚያስገድድ ማስታወቂያ ነው።

ይህ የዳማስ ተሽከርካሪ የሆነችውን ባለአራት እግር እና አምስት ሰው የምትችለውን የዳማስ እግር ተሽከርካሪ ማምረቻ ድርጅት ነው። በኢትዮጵያ በጣም ዝነኛ የሆነ ድርጅት ነው። በይህ ድርጅት ማን ይባላል ?

የሰሜን ተራሮች ብሔራዊ ፓርክ በዉብ በሆኑ እንስሳት መናሀሪያ ተብሎ የሚጠራ ቦታ ሲሆን ይህ ቦታ በስነ ምድሩ እና ተፈጥሯዊ አቀማመጡ ዉብ የሆነ ቦታ ነው::

አልጋ ከቤት እቃወች ውስጥ አንደኛው ሲሆን ይህ አልጋ ማንኛውም ሰው ሊኖረው የሚገባና ሌት ላይ ተኝቶ የሚተኛበት ቀን ደግሞ ለማረፊያነት የሚውል የቤት እቃ ነው። አልጋ ማለት።

ይህ በቆሻሻ ለቀማ ላይ ወይም ደግሞ ከተማችን በማስዋብ ደረጃ ላይ ተሰማርተው የሚገኙ የማህበረስብ ክፍል ወይም የከተማ በማፅዳት ላይ ተስማርተው የሚገኙ የአትዮጵያ ማሀብረሰብ ክፍሎች የሕይወት ሕይወት ሥራ ነው ::እና ይህ ቆሻሻ በአዲስአበባ የት አካባቢ ነው የሚደፋዉ?

ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀይማኖት ዉስጥ ትልቅ ቦታ ያለዉ የቅዱስ ሚካኤል ስዕለ አድኅኖ ነዉ። የቅዱስ ሚኬኤል ክብረ በዓል መቼ ይዉላል?

የአድዋ ድል ጉዞ፡- የአድዋ ድል ጉዞ የሚካሄደው የካቲት አስራሁለት ከተለያዩ ቦታዎች ተነስቶ ወደዛ ቦታ የሚኬድ፥ በእግር ብቻ የሚኬድ ጉዞ ነው፥ ይህ ጉዞ በኢትዮጵያ ረጅም ጉዞ ምናልባት ሊሆን ይችላል።

ይህ የተለያዩ ክብረ በዓላት የሚዘጋጀዉ የኢትዮጵያዉያይ በጣም ተወዳጅ የሆነዉ የዳቦ አዘገጃጀት አይነት ነዉ። ይህ ዳቦ ለምን ክብረ በዓል ይዘጋጃል?

የኢፌድሪ መከላከያ ሰራዊት ከህግ አስከባሪዎች ውስጥ አንደኛው ነው:: ይህ የግ አስከባሪ ኃላፊነቱም በኢትዮጵያ ደንበር አካባቢ በመዝመትና የኢትዮጵያን ሙሉ ክፍል የሚጠብቁ የህግ አስከባሪዎች ናቸው::

የተራሬ የፀጉር አቆራረጥ የተራሬ የፀጉር አቆራረጥ አንደኛው ተጠቃሽ ነው። የተራሬ የፀጉር አቆራረጥ በገጠራማው አካባቢ የተለመደ አይነት የፀጉር አቆራረጥ ሲሆን ይህም ፊታችን አካባቢ የሚገኘውን ፀጉር በመተው በዙሪያችን በቀኝ እና ጀርባችን የሚገኘውን ፀጉር በመቆረጥ የሚደረግ የፀጉር ቁርጥ ነው።

ይህ በኢትዮጵያ ክልል ውስጥ የሚዘወተርበት የጨዋማ አካባቢ ነዋሪዎች ማኅበረሰብ የባህል እና የእለት ተዕለት ኑሯቸው የህይወት ዘይቤ ነው ። እና የየትኛው የማኅበረሰብ ክፍል የህይወት ዘይቢያቸው ይመስላችኋል?

ይህ ፌሮ ለብረታ ብረት እና ለተለያዩ አገልግሎቶች የሚውል የፌሮ አይነት ነው። የዚህ የፌሮ ቁጥር ስንት ነው ?

የጎንደር ግንብ በሥነ ሕንፃ ግንባታው እና ለነገስታት የተገነባ ውብ የሆነ የሥነ ሕንፃ ግንባታ ነው። ይህ የሥነ ሕንፃ ግንባታ ከ 100 ዓመታት በላይ አስቆጠረ ሕንፃ ነው። በአሁን ሰዓት ለቱሪዝም መስብህነት ይውላል።

ይህ ዳቦ በኢትዮጵያ ለክብረ-በዓላትና ለተለያዩ ዝግጅቶች እና አንዳንዴ ደግሞ ለእለት ተእለት ለሚመገቡት የምግብ አይነት ቀለል ያለ የምግብ አይነት ነው። እና ከምን ነው የሚዘጋጀው?

የቀንድ ከብት ገበያ የሚደረገው በ ቀንድ ከብቶችን በመሸጥና በመለወጥ ለ እርሻ እና ለተለያዩ ለእርድ የሚሆን ከብቶችን የሚደረግ የንግድ ዘርፍ ነው።

የከተማ ታክሲዎች በሰማያዊ እና በነጭ ያሸበረቁ ለከተማ ውስጥ አገልግሎት የሚሰጡ የመጓጓዣ አይነቶች ናቸው። ከመጓጓዣ አይነቶች አብዛኞች ከከተማዎች ውስጥ ይገኛሉ።

ባለፉት የኢትዮጵያ ከታህሳስ ወር በጣም በረጅሙ የመሬት መንቀጥቀጥ ነበረ አዲስ አበባን ጨምሮ እና በተለያዩ አፋር የሚነሱ ቦታዎች ርእደ መሬት ይካሄድ ነበር እና ምን ያህል ርእደ መሬቶች በታኅሳስ ወር ብቻ ተካሂደዋል?

አብን፡-የአማራ ብሄራዊ ፖለቲካ ንቅናቄ ፖርቲ ሲሆን ይህ አብን መመስረቻውን ያደረገው በአማራ ክልል ሲሆን በህዝብ ተወካዮች ምክር ቤትም ብዙ መቀመጫዎችን ማግኘት የቻለ የፖለቲካ ፓርቲ ነው።

አርቲስት ቴዎድሮስ ወይም ቴዎድሮስ ካሳሁን ኢትዮጵያ ከወጣት ዘፋኞች ውስጥ በጣም ተወዳጅነትን እና እውቅናን ያገኘ ስለሀገር አዝማችነቱ ስለ ሀገር ወዳድ በሆኑ ሙዚቃዎቹ እውቅንናን ማግኘት የቻለ ዘፋኝ ነው።

የሩዝ ምግብ ተጠቃሽ ነው። ከምግብ መካከል ሩዝ እንግድህ በተፈጥሮ የሚበቅል፤ በጭቃማ ቦታዎች የሚበቅል ፤ውሃ በበዛበት አካባቢ የሚበቅል አይነት ምግብ ነው ይህ ምግብ ለቁርስ ተመራጭ አይነት የሆነ ምግብ ነው።

የኮንዶሚኒየም መኖሪያ ቤት ለጋራ መኖሪያ ቤት የተሰራ መኖሪያ ቤት ሲሆን እነዚህ የኮንዶሚኒየም መኖርያ ቤት ለብዙዎች የመኖሪያ ቤት አቅርቦትን እየፈቱ የሚገኙ መኖሪያ ቤቶች ናቸው:: እነዚህ መኖሪያ ቤት ምናልባትም ከ 20 በላይ አባወራዎችን ሊይዝ ይችላል ::

የሳር መኖሪያ ቤት በኢትዮጵያ በአብዛኛው የገጠራማ አካባቢ የሚሰራ አይነት የመኖሪያ ቤት ነው። ይህ የሳር መኖርያ ቤት ከተለያዩ የቄጤማ እና የሣር ምርቶች ሊዘጋጅ ይችላል። ይህ መኖሪያ ቤት ለገጠራማ አከባቢዎች ደግሞ ወዲያው ስለምናገኝ ቀልጣፋ የሆነ የመኖሪያ ቤት አሰራር ነው።

አርቲስት ኤፍሬም ታምሩ ኤፍሬም ታምሩ የሚታወቀው ልብን በሚነኩ ሙዚቃዎቹ እና በፍቅር ነክ በሆኑ ሙዚቃዎቹ የሚታወቅና ተወዳጅነትን ያገኘ የኢትዮጵያ አርቲስት ወይም ሙዚቀኛ ነው።

ፊደል ምግብ ቤት በአማራ ክልል በባህርዳር በአማራ ክልል መቀመጫ በሆነችው በባህርዳር የምትገኝ ምግብ ቤት ነች። ይች ምግብ ቤት የምትገኘው በቀበሌ አስራ ሶስት እና በተለያዩ ማራኪ እና ቅንጡ የሆኑ የጾም ምግቦች በማዘጋጀት ትታወቃለች።

አዶማ ከልዩ ልዩ መሳሪያዎች አንዱ ሲሆን አዶማ የሚያገለግለው ለቁፋሮ አገልግሎት ይውላል። እና አንዳንዴ ደግሞ የተለያዩ ብረቶችን ወይንም ደግሞ የተለያዩ ድንጋይ ምርቶችን ለመስበርነት የሚውል መሳሪያ ነው።

ቅቤ ከመዋቢያ ንጥረ ነገሮች ውስጥ አንደኛው ሲሆን ቅቤ የቆዳንና የፊትን ልስላሴ እንዲሁም የፀጉርን ለስላሴ የምንጠብቅበት መሳሪያ ነው:: ከወተት ምርቶች የሚገኝ የውበት የመጠበቂያ ንጥረ ነገር ነው::

ድመት በጣም ተወዳጅ የቤት እንስሳ ነች። አብዛኛው ዘንድ ታማኝ ነች ፣ ፍቅር ገላጭ ነች። እና በ አለማችን ላይ ስንት አይነት የድመት አይነቶች/ዝርያዎች ይገኛሉ?

ይህ በኢትዮጵያ በአትሌቲክስ በጣም ታዋቂ የሆነችበት አትሌቲክስ ልምምድ እያደረጉ ይገኛሉ አትሌቶቻችን። የኢትዮጵያ በአለም ደረጃ በምን ያክል ሜትር ነው እየተወዳደረች የምትገኘው በአትሌቲክስ ዘርፍ ወይም በሩጫ ዘርፍ በስንት በስንት ሜትር ነው የምወዳደረው?

የትምወርቅ ቡና ቤት ። የትምወርቅ ቡና ቤት የምትገኘው በባህር ዳር ቀበሌ አስራ ሶስት ሲሆን ይቺ ቡና ቤት የተለያዩ ቡናዎችን በተለያየ መልኩ ታፈላለች ከነዛ መካከል የቅቤ ቡና ታፈላለች ። ዋጋዋም ተመጣጣኝ ነው ።

የፕሮቴስታንት ሀይማኖት አስተምህሮቱን በመጽሐፍ ቅዱስ ብቻ ላይ ያደረገ ሃይማኖት ሲሆን ፤ ይህ ሃይማኖት በኢትዮጵያ ብዙ ተከታዮችን ማፍራት የቻለ ሀይማኖት ነው።

የቡና ንግድ ምርት በኢትዮጵያ በጣም ብዙ ገቢ ሚገኝበት ኢትዮጵያ ከዓለም አስር ሀገራት ውስጥ የሆነች ሀገር ስትሆን ይህቺ ሀገር ከቡና ምርትም ብዙ ገቢዋን እንደምታገኝ ይነገራል ።

ቲክ ቶክ ከማህበራዊ ሚዲያ ዉስጥ አንደኛው ሲሆን ይህ የ ቲክ ቶክ የማህበራዊ ሚዲያ በቅርቡ ወደ ግበያ የመጣና ከአንድ ቢልየን በላይ ማህበራዊ ሚዲያ ተከታይ ማገኘት የቻለ የማህበራዊ ሚዲያ ነው ::

የቀንድ ከብት ገበያ ፦እንግድህ ይህ የንግድ ስርአት ውስጥ አንዱ ሲሆን ይህ የቀንድ ከብቶችን ከገበሬው ወደ ገዥው እና ወደ ተጠቃሚው የማድረስ ሂደት ነው።

የመብራት ዝርጋታ አገልግሎት ከመሰረተ ልማቶች ውስጥ አንደኛው ሲሆን የመሰረተ ልማት አገልግሎት በአሁኑ ሰዓት የኢትዮጵያን በዘጠናስመንት ፐርሰንት ወደፊት ይሸፍናል ተብሎ ይታሰባል። በህዳሴ ግድቡ የተነሳ ሁሉም የማህበረሰብ ክፍል ይደረሰዋል ተብሎ የሚታሰብ ይመስላል።

መንግስት የመብራት አቅርቦትን ለመስራት ጠንክሮ እየሰራ ሲሆን ከነዚህ አማራጮች መካከል የህዳሴ ግድቡን መጠቀም አንዱ አማራጭ ሲሆን ይህ በዚህ መሠረተ ልማት ወይም በዚህ ግድብ አማካኝነት ዘጠና ስምንት ፐርሰንት የኢትዮጵያን ህዝብ በመብራት ተደራሽ እንደሚያደርግ መንግስት አሳውቋል።

ይህ ኢትዮጵያን ንፅህናቸውን ወይም ክብራቸውን ጠብቀው በቤተክርስቲያን ስርአት ለሚጋቡ ሰዎች ወይም ለሁለት ጥንዶች የሚደረግ የሰርግ ስነስርአት ነው። ይህ በምስሉ ላይ የምትመለከቱት የሰርግ ስነስርአት አክሊል ነው ወይስ ቁርባን ነው?

የምህንድስና ትምህርት እንግዲህ እንደሚታወቀው የተለያዩ ብሎኬቶችና የተለያዩ የህንፃ ድዛይኖችን የሚሰሩ የምህንድስና ትምህርት ከተማሩ በኋላ ነው።

የጆሮ ጌጥ ከጌጣጌጥ ውስጥ ተጠቃሽ ነው ። ይህ ዶሮ ጌጥ ከተለያዩ የላስቲኮች እና ብረታ ብረቶች እና ከተለያዩ የወርቅ ምርቶች ሊዘጋጅ ይችላል ። ይህ ጌጣጌጥ በአብዛኛው ጊዜ በልጃረዶች የሚያደርጉት ጌጣጌጥ ነው ።

እንግዲ ከባህላዊ ህክምናዎች መካከል አንደኛው ሞሪጋ ተጠቃሽ ነው ይህ መድሃኒት የሚወሰደው ለስኳር ግፊትና ውፍረትን ለመቀነስ የሚመከር የባህላዊ ህክምና ነው።

ፈረስ ከቤት እንስሳት ውስጥ አንደኛው ሲሆን። ይህ ፈረስ ለተለያዩ የፈረስ ጉግስ አገልግሎት ይውላል። ከዛ በተጨማሪ ለጋሪ አገልግሎትም ይውላል። አንዳንድ በኦሮሚያ አና ማህበረሰቦች ውስጥ ለዛ አገልግሎት ይጠቀሙታል።

ይህ የጎጆ አይነት በላሊበላ ከሁለት መቶ አመት በፊት የተቆረቆሩ የጎጆ አይነት ዘሮች ናቸው። እና እኒህ የጎጆ አይነቶች አብዛኛውን ጊዜ ላሊበላ ዉስጥ ያሉ ናቸው። ፎቅ ናቸው። ከመሀል ይከፈላል እና ፎቅ ናቸው። እና ለምን ነበር የሚጠቀሟቸው እነዚህን የጎቾ ቤቶች?

የላስታ ላሊበላ ማህበረሰብ ከሰቆጣ ማህበረሰቦች ውስጥ አንዱ ሲሆን ይህ ማህበረሰብ የራሳቸው የሆነ አለባበስ አላቸው። ከዛ መካከል የሚለብሷት አረንጓዴ የሆነች ቁምጣ አለች። ይቺም ማህበረሰብ የማህበረሰቡ ባህላዊ አለባበስ ነች።

ዶክተር ክንድየ የጥርስ ክኒሊክ በባህርዳር የሚገኝ የጥርስ ህክምና ክኒሊክ ይህ የጥርስ ህክምና ክኒሊክ ስፔሻሊስት ባደረጉ ዶክተሮች እና በተራቀቁ ዶክተሮች የተለያዩ የጥርስ መቦርቦር እና የተለያዩ አገልግሎቶችን ይሰጣል።

እፎይታ ይህ መጽሐፍ የትርጉም መፅሐፍ ሲሆን ከአራት መቶ ገፅ በላይ ያለው መፅሐፍ ነው ። ይህ መፅሐፍ በልቦለድ ታሪኩ እና በአቀራርቡ ውብ የሆነ መጽሐፍ ነው ።

የ ኢትዮጵያ የፖለቲካ ምረጡኝ ቅስቀሳ በየአምስት ዓመቱ ይካሄዳል። ይህ የፖለቲካ ፓርቲ በየዞኖቹ በየወረዳዎቹ የሚደረግ ምርጫ ሲሆን፤ ይህ ምርጫ ማካሄድ በተወካዮች አማካኝነት ነው።

ይህ በግብርና ዘርፍ ትልቅ ቦታ የሚይዘው በእብዝኅኛው በኢትዮጵያ የሚመረተው ደግሞ በቀላሉ የሚበቅል ቲማቲም ነው። እና ይህ የቲማቲም ዘር ምን በመባል ይታወቃል?

ይህ ቂጣ በኢትዮጵያ በጣም የሚወደደው ቂጣ ሲሆን የሚዘጋጀውም ከጤፍ አንዳንዴ ደግሞ ከፊኖ ዱቄት ነው። እና አብዛኛው ጊዜ ለምንድነው ሚጠቀሙት?

ይህ ምስል በመሪያችን ወይም ደግሞ በዶ/ር አብይ አህመድ አማካኝነት በነበርው ዘማቻ ወይም የችግኝ መትከል ዘመቻ ላይ የተካሄደ ዘመቻ ነበር። እና በዚህ ዘመቻ ምን ያህል ችግኝ ለመተከል ታሰቡ? ወይም ምን ያህል ችግኝ ተተከሉ?

ይህ የኢትዮጵያ በጎ አድራጎት ድርጅት የሆነውና ለትርፍ ያልተቋቋመው የቀይ መስቀል ድጋፍ ሰጭ ማህበር ነው። በኢትዮጲያ በአብዛኞቹ ቦታዎች ላይ ብራንች ከፍቶ እየሰራ ነው የሚገኘው ወይም ደሞ በስት ይንቀሳቀሳልና ዋና መቀመጫው የት ይገኛል?

የዲጂታል ማስታወቂያ በበይነመረብና በማህበራዊ ሚዲያ የሚካሄድ ሲሆን ሰፋ ያለ ታዳሚ የመድረስና ውጤቱን የመለካት ዕድል ይሰጣል።

ይህ ባስ አረንጓዴ ባስ ኢትዮጵያን አቋራጭ የሆነ ከመድናችን አድስ አበባ ተነስቶ ወደ ክልል የሚበር በጣም ፈጣኑ ባስ ነው። ይህ ባስ ምን ይባላል?

የኤርታሌ በተፈጥሮ ድንቅ ከሆኑ ቦታዎችና ሞቃታማ ከሆኑ ቦታዎች አንደኛው ሲሆን ይህ ቦታ በእሳተገሞራ ፍንዳታ የተፈጠረ የተፈጥሮ ቦታ ነው። ይህ ቦታ በአፋር ክልል ውስጥ ይገኛል።

"የቆርቆሮ ቤት፦ ይህ የቆርቆሮ ቤት በዋናነት የሚገነባው ከቆርቆሮና ከተለያዬ ጭቃዋችን በማቡካት በገለባ ከታሸ በሁዋላ በግርግና ይህ ግርጊዳ በእንጨት ከቆመ በሁዋላ በማገር ተመቶ ነው የሚዘጋጀ ያው ይጠብቃል አብዛኛው መኖሪያ ቤት በዚህ መልኩ ነው የተገነቡት።"

የአቦካዶ ምርት የአቮካዶ ምርት እንግዲህ እንደሚታወቀው በስኳር ተበጥቶ እንዲሁም በባዶ ሊበላ የሚችል በቀለል ያለ ምግብ ነው ይህ ምግብ ለስፖርተኞች ተስማሚ የሆነ ምግብ ነው ወይ አትክልት ነው።

ይህ የኢትዮጵያ የምድር ገጽታ የሆነው የተራሮች እና አብዘሃኛዉን የኢትዮጵያን ቦታ የሚሸፍነው ወጣ ገባ የሆነ ቦታ ውቡና በኢትዮጵያ በጣም ሰፊ እና ትልቁ የሆነው የቱሪስት መዳረሻ የሆነው ቦታ ነው ይህ ቦታ ማን ይባላል?

ይህ አዲስ አበባ አስተዳደር ትምህርት ቢሮ መለያ አርማ ነው። ይህ የአዲስ አበባ አስተዳደር ትምህርት ቢሮ በየትኛው ወረዳ ወይም ክልል ውስጥ ነው መቀመጫውን ያደረገው?

የቡና የንግድ ምርት ኢትዮጵያ ከቡና ንግድ ምርት ወደ ውጭ በመላክ ብዙ የገቢ ምርቶችን ታገኝባቸዋለች። ከኢትዮጵያ ደግሞ የዶላር ምንዛሬ ጭምር የምታገኝበት የንግድ ዘርፍ ነው።

ይህ ለነፍሰጡሮች የሚዘጋጀው ገንፎ ሲሆን መሀሉ ክፍት ይደረጋል ውስጡ የተቁላላ በርበሬ ነው የሚደረግበት እናቶቻችን ሲወልዱ እንደ ባህል ነው የሚሰጣቸው እና ከምንድነው የሚዘጋጀው ይህ ምግብ?

በቴሌግራም ከማኅበራዊ ሚዲያዎች ውስጥ አንዱ ሲሆን፤ ቴሌግራም በየራሳችን ኮንታክቶች ወይም በዙሪያችን ሴቭ ያደረግናቸውን ስልኮች ዳይሬክት በማገናኘት የሚሰራ ፕላትፎርም ነው። ይህ ፕላትፎርም ብዙ ሺህ ተከታዮች አሉጥ

የኦቾሎኒ ምርቶች ከሱፐር ማርኬት ምርቶች አንዱ ሲሆን ይህ የኦቾሎኒ ምርቶች በፕሮቲን የበለፀጉ እና ለስፖርተኞች ና ለንግድም ቀልጣፋ ነው። ለሰራተኞቹም ቀልጣፋ የሆኑ ምርቶች ናቸው።

ይህ በወሎ ማህበረሰብ የሚለበስ የልብስ አይነት ነው እና ከለሩ ደብዘዝ እንዲል ተደርጎ ነው የሚሰራው። ለምንድነው ደብዘዝ እንዲል ተደርጎ የተሰራው?

"እዚህ መሽናት ክልክል ነው!" ተብሎ የሚፃፈው አብዛኛውን ጊዜ እዚያ አካባቢ በሽንት ምክንያት እየተሰቃዩ ያሉን ስወች መፍትሄ ለማግኘት ወይንም ደግሞ እዚያ አካባቢ በሽንት ምክንያት እየተበከለ ስለሆነ የሚለጠፍ ማስታወቂያ ነው።

ይህ በባህርዳር በጣና ውቢቷ ታዋቂ በሆነችው በ አፄ ሚኒልክ ሚስት የተሰየመችው መናፈሻ ነች። እና ጣና ዳር ወደ ደቡብ ትገኛለች። እና ይች መናፈሻ ማን ትባላለች?

የአበባ ንግድ ምርት እንግዲህ በመንግስት የሚደረግ የንግድ ምርት ሲሆን ይህ የንግድ ምርት የአበባ ምርቶችን ወደ ተለያዩ የውጭ ሀገሮች በመላክ የዶላር ምርት የምናገኝበት እና አዋጭ የሆነ የንግድ ዘርፍ ነው ።

ከኢትዮጵያ ወደ ተለያዩ ሀገራት በሚደረግ ስደት አማካኝነት ብዙ የህይወት አደጋ እያጋጠመ ይገኛል ። ከእነዛ መካከል በሜዲትራኒያን ባህር ብዙ ስደተኞች የህይወት መጥፋት አደጋ እያጋጠማቸው ነው ።

ብርቱካን ከአትክልት እና ፍርፍሬዎች ውስጥ ተጠቃሽ ነው። ይሄ ብርቱካን በቫይታሚን ሲ የበለጸገ እና የሚጠጣ አይነት ውስጡ ፈሳሽ የያዘ የአትክልት አይነት ነው።

ሊም ከእጽዋቶች ውስጥ አንደኛው ሲሆን በየቦታው ሊበቅል ይችላል እና የሊም አገልግሎት ለአጥርነት ይውላል እና አንዳንዴ ደግሞ ሐይለኛ የሆነ የሽታ መጠን ስላለው ዝንቦችን ለማራቅ ተመራጭ የሆነ እፅዋት ነው ።

የአዊ ማህበረሰብ የራሱ የሆነ በተለያዩ መንገዶች የሚያስጌጥበት ስርዓቶች አሉት ። ከእነዛም መካከል የራሱ የሆነ የባህል ልብስ አለው ። ይህን በመልበስ ራሱን ለባህላትና ለተለያዩ ክብረ በዓላት ሊያስጌጥ ይችላል ።

ዩኤን በኢትዮጵያ በጣም ብዙ ብዙ አገልግሎቶችን እየሰጠ ይገኛል። እና በጣም በዋነኝነት ለተጎዱ ወገኖች ደራሽ የሆነ ድርጅት ነው። እና በጣም ረሃብ ለተጠቁ ወገኖች ደራሽ የሆነ ድርጅት ነው። ብዙ አገልግሎቶች አሉት ከእነዛ መካከል ከብዙዎቹ ጥቂቱን ጥቀስ።

በኢትይጵያ በጣም ታዋቂው አርቲስቶች የሚቀበሩበት ቦታ ቅድስት ሥላሴ ካቴድራል የት ይገኛል?

ይህ የቡና ማሳ ሲሆን በኢትዮጵያ ባህል መሰረት ቀን በቀን የሚዘወተር የመጠጥ አይነት ነው። ለመሆኑ ኢትዮጵያ በቡና ምርት ወደ ውጭ እንደምትልክ ይታወቃል እና ስንተኛ ደረጃ ላይ ትገኛለች?

ይህ በኢትዮቴሌኮም በየጊዜው ለንቁ ተሳታፊዎች እና ለአሸናፊዎቹ የሚሸልመው ሽልማት ሲሆን ለመሆኑ የኢትዮጵያ ኢትዮቴሌኮም ለንቁ ስንት ተሳታፊዎች ነው በየሳምንቱ ሽልማት የሚሰጠው?

ይህ በምስሉ ላይ የምትመለከቱት እንጆሪ ሲሆን በኢትዮጵያ ውስጥ ሁለት አይነት የእንጆሪ ዝርያዎች ይገኛሉ። በጣም የሚታወቁት አንደኛው ድቅል እንጆሪ ነው። ሁለተኛው ደግሞ ሀረጋማው እንጆሪ ነው። እና ይህ እንጆሪ ምን አይነት እስቴጅ ላይ ሲደርስ ነው ለምግብነት የሚጠቀሙት?

ይህ በኢትዮጵያ ውስጥ በጣም ታዋቂ የሆነው የኢትዮጵያ መድህን ድርጅት አርማ ነው። ይህ ድርጅት በሰፊው ጉዳት ለደረሰባቸው አካላት ቀደሞ ፈጣን ደራሽ ነው። እስኪ ምን አይነት አገልግሎቶችን ይሰጣል? አብራሩ

በኢትዮጵያ ልጃገረዶች ነው የሚሠራው ትዳር ከመፈፀማቸው በፊት የሚዘጋጅ ሰፌድ ይባላል እና ለእህል ማቅረቢያ እና ለቆሎ ማቅረቢያ ይጠቀሙታል። ለመሆኑ ከምን የሚሰራ ይመስላቸኋል?

ይህ የኢትዮጵያ ኢንቨርስተሮች በአማራ ክልል ላይ ኢንቨስት በማድረግ ክፍት የሆነ ናቸው ። ለኢንቨስትመንት ክፍት ወደ ሆነውች የአማራ ክልል ንብረታችወን እንቨስት ቢያደርጉ ያላበት የስብሰባ ሂደት ነው። እና ኢትዮጵያ ውስጥ የአማራ ክልል በኢንቨስትመንት ስንተኛ ደረጃ ላይ ትገኛለች?

ይህ ምግብ በኢትዮጵያውያን ዘንድ ወደ አሁን አካባቢ ብዙም ያልተለመደ አይነት ምግብ ነው ግን የሚዘጋጀው ከስንዴ ፥ ስንዴ ይፈጭና በዛ መልኩ ነው የሚዘጋጀው እና ይህ ምግብ ምን ተብሎ ይጠራል?

ይህ በኢትዮጵያ በጣም ተወዳጅ እና የፊዚክስ ሊቅ የሆነዉ ዶ/ር ሮዳስ መጋቤ ሀዲስ ዶ/ር ሮዳስ ይባላሉ። እና ይህ አገልግሎት የት አካባቢ ነዉ?